ለህዝብ ጤና ወሳኝ የሆኑ የመሮጫ የአካል ብቃት እንቅስቃሴና የእግር ጉዞ ዕድሎችን ይፈጥ ናማ የአኗኗር ዘቢ ለማበርታት በከፍተኛ ሁኔታ ይረዳል

አርተፊሻል ኢንተለጀንስ ማሽን ትምህርት እና የሰነ ቴክኖሎጂዎችን አስተዋውቃል የቴክኖሎጅ ልውውጥ ዝግጁ የሆኑ ተማሪዎችን በብቃት ይፈጥራል

በሁሉም የእድሜ ክልል ያሉ ተማሪዎችን ፍላጎት የሚያሟላ ሰፊና ሚዛናዊ የሆነ የትምህርት ዝግጅት ነው ለተለያዩ ሙያዎች መግቢያ በር በመሆን ፍትሃዊ የትምህርት ዕድል ይፈጥራል።

እያንዳንዱ ልጅ እንደየግል ፍላጎትና የእድገት ደረጃው የተበጀ ድጋፍና መመሪያ ይሰጣል የመምህራንና የተንከባካቢዎች ሙያዊ ብቃት ከፍተኛ ቦታ ይሰጠዋል

ባህል የአንድ ህዝብ ማንነት እሴት እና የህይወት መንገድ ነው። እምነትን ባህልንና ያለባበስ ዘዴን ያጠቃልላል። ባህል ከትውልዱ ወደ ትውልድ የሚተላለፍ ሀብት ነው ሰዎች የሚግባቡበትንና የሚተሳሰሩበትን መሰረት ይጥላል፤ ባህል አንድ ማህበረሰብ የሚገልጽ ትልቅ ውርስ ነው።

እንደ ማይክሮሶፍት ወርድ ኤክስኤል እና ፓወር ፖይንት ያሉ የምርት ሶፍትዌሮችን አጠቃቀም ያስተምራል ለቢሮ ሥራዎች እና ለትምህርት ምርምር አስፈላጊ የሆኑ መስረታዊ መሳሪያዎች ናቸው።

የመጽሐፍ ስጦታ እና ልገሳ ቤተመጻሕፍት ከተለያዩ ግለሰቦች እና ተቋማት የሚመጡ የተለያዩ አዳዲስ ጥራት ያላቸው መፅሀፍትን የመቀበል ስርዐት ሊኖረው ይገባል። ስጦታዎች የቤተመፅሀፍትን ሀብት ያሳድጋሉ። የተለያዩ አመለካከቶችን ያካትታሉ።

የከተማ የህዝብ ትምህርት ቤቶች ለልዩ ፍላጎት ተማሪዎች ሁሉን አቀፍ ትምህርትን ለመስጠት ጥረት በማድረግ ላይ ናቸው። ልዩ ድጋፍ የሚያስፈልጋቸው ተማሪዎች ይስተናገዳሉ።

በዚህ ጊዜ ተማሪዎች ለአካዳሚያዊ ብስለት ይበቃሉ። ሳይንስ ፣ማህበራዊ ሳይንስ ፣ቋንቋዎች እና ሂሳብ በጥልቀት በማጥናት ለዩኒቨርስቲ መግቢያ ፈተና ይዘጋጃሉ። የራስን ማንነት እና ፍላጎት በመረዳት የትኛውን የሙያ መስክ መከተል እንዳለባቸው መወሰን የሚጀምሩት ጉልህ ወቅት ነው።

ንጽህና አጠባበቅ እና የጤና ደንቦችን በጠብቅ የሚከተል በመሆኑ የልጆችን ከበሽታ የመከላከል አቅም ይጠብቃል። ጤናማ አካባቢን ለሁሉም ተሳታፊዎች ያረጋግጣል።

መምረቻ ቴክኖሎጂ ባለሦስት ገጽ ሕትመት የምርት ሂደትን ለውጠል ይህ ቴክኖሎጂ ነገሮችን በቀላሉ እና በፍጥነትን ቢንሰራ ያስችላል በሕክምና እና በመህንድስ እና ዘርፎች ላይ ጥቅም ላይ ይውዳል ባለ ስት ገጽ ሕትመት ወጭን በመቀነስ ትልቅ ገዛ

መደበኛ ያልሆነ ትምርት አንድ ሰው በሕይወቱ ውስጥ ለሚያጋጥሙት ፈተናዎች እንዴት ምላሽ መስጠት እንዳለበት ያስተምራል። ችግር ፈችነት ና ብልሃትን ያዳብራል። ለራስ ሕይወት እና ሌሎች ሕይወት የተሻለ ውሳኒ ለማድረግ ይረዳል።

ለልጆች የመታጠብ የመልበስ ና የመመገብን መሠረታዊ የእራስ እንክብካቤ የክህሎቶች የሚያስተምር ነው። እራሳቸውን ችለው እንዲሰሩ እና በራስ የመተማመንን ስሜት እንዲያዳብሩ ያግዛል።

አንዳንድ የላቀት ቴክኖሎጂ ያላቸው የቈሻሻ መኪናዎች በራስ ስርእ የሚሠሩ የቈሻሻ ማንሻ ክንዶዎች ተገጥመው ላቸዋል እነዚህ ክንዶች የቈሻሻ ማጠራቀሚያ በርሜሎችን ከርቀትና በብቃት አንስተው ወደ መኪናው ውስጥ ይጭናሉ የሰውን ጉልበት ይቀንሳሉ፡፡

የመጽሐፍት መከላከያ ሥርዓት መጽሕፍትን ከማሰረቅና የአለፍቃድ ከቦታቸው ከመውጣት ለመከላከል ዘምራዊ ማንቂያ መሠራዎች መተከል ያስፈልጋል። ይህም የቤተ መጽሕፍትን ቋሚ ንብረት በቋሚነት ለመጠበቅ ያስችላል።